ብሄራዊ መታወቂያዎች ከግለሰብ ወይም ደግሞ ከየማበረሰቡ የተለያዩ መረጃዎችን ይሰበስባሉ ይህ መታወቂያዎች በተዘዋወር መንገድ ለአንድ ማህበረሰብ ወይም ደሞ ለአንድ ሀገር እድገት ትልቁን አስተዋጽኦ ያበረከታል አንድ ማህበረሰብ ደህንነቱ ከተጠበቀ ምርታማነቱን የጨመራለሁ

አንድ ሰው ፓስፖርቱን በማግኘት ይገባል እንዲሁም ሲጠፋው ለመለከት ይገባል። አንድ ሰው ፓስፖርት ካገኘ ለባለቤቱ ማስረከብ ይገባዋል ወይም ደግሞ ለሚከበሩ ተቋማት ሄዶ ማስረዳት አለበት እንዲሁም አንደኛ ውስጥ የሚሰራ ሰው ፓስፖርቱን ይከበራል

የጥበቃ መኪናዎችን የግል ድርጅቶች ሊያቀርቡ ይችላሉ። ይህም ደግሞ አገልግሎቱን ተደራሽ ያደርገዋል። አንድ ድርጅት ወይም ደግሞ አንድ ተቋም ድርጅቱን ማስጠበቅ ሲፈል እነዚህን የግል ጥበቃ መኪናዎችን ያናግራቸዋል እነሱም የሚፈልጋቸውን በሚፈልገው መጠን ይሸጡለታል ጥበቃዎችንም ይቀጥሩለታል።

ፖሊስ የህዝብ እና የመንግሥት አቋም ነው የሚያቋቋውም መንግስትእና መንግሥት ነው ፖሊስ በክል ደረጃ ሊቋቋም አይችልም በውስጡ የተለያዩ የእርከን ደረጃዎች አሉት እነሱም ኮንስታበል ሳጅን እንዲም ደግሞ የተለያዩ አሳሮችን ይሠራል ይህም ደግሞ አገልክሎቱን ተዳራሽ እንዲሆን ያደገዋል።